ይህ የምንመለከተዉ ምስል የኢትዮጵያ ባህላዊ ግብይት እንዲሁም ሸመታ ነዉ።

ይህ ምንመለከተው ምስል የሴቶች የፀጉር አሰራር ሲሆን ስሙ ሹሩባ ይባላል። አብዛኞቹ የ ኢትዮጵያ ሴቶች ይህን አሰራር ይሰሩታል።

ላሊበላ ጥንታዊ ቤተክርስቲያን ሲሆን ይህም በንጉስ ላሊበላ ነው የተሰራው። እንዲሁም ከአንድ ወጥ አለት ድንጋይ ተፈልፍሎ ላይ ነው የተሰራ።